የበግ ንግድ ይህ ንግድ በጎችን በመግዛት ለሶስት እና ለስድስት ወር በደንብ እያደለብን በጎችን እያወጣን ለገበያ የመንሸጥበት አዋጪ የሆነ የንግድ ዘርፍ ነው።

ይህ ሐመር መጽሄት ላይ የሚለጠፉ ማስታወቂያዎች እነዚህ ማስታወቂያዎች ብዙ ጊዜ ከሃይማኖት ወይም ከእምነት ጋር የተገናኙ መጽሔቶች ሲሆኑ በመጽሔቱ የፊትለፊት ገጽ ላይ ይለጠፋሉ።

ቀይ ወጥ ይህ ከስጋ የሚዘጋጅ የወጥ አይነት ሲሆን እንደተለመደው በደንብ በተቁላላ በርበሬ ላይ ስጋ ተጨምሮበት የሚዘጋጅ ምግብ ነው።

የቅመማቅመሞች ንግድ ይህ በጣም አዋቂ የሆነ ቢዝነስ ሲሆን በዚህ ቢዝነስ የተለያዩ የተጠናቶችን እናም ደግሞ እንደ በበርበሬ ነገሮችን በአንድ ላይ የመሸጥበት የ ንግድና

ጫት የዕዋት አይነት እንግዲህ ለሰው ልጅ የማይመከር እናም ደግሞ ስሜትን በማፋጠን አላስፈላጊ የስሜት መነቃቃትን የሚፈጥር የእዋት አይነት ነው።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

አጭር ቀሚስ ይህ እንግዲህ ከምዕራባውያን የተለመደ የአለባበስ አይነት ሲሆን አብዛኛው የኢትዮጵያ አባቶች እንዳስተማሩን የማይቀበሉትና የማይፈልጉት ብዙ ወጣቶች እየለበሱት የሚገኙት አስቀያሚ ፋሽን ነው።

የቅዱስ ጊዮርጊስ ቢራ የራሱ የሆነ አርማ ያለው ሲሆን ይህ መሸበረቀ ቅዱስ ጊዮርጊስ ሰይጣንን ሲነሳ የተነሳው ምስል ተደርጎ ተስሏል

የታሸጉ ምግቦች እነዚህ ከሱፐር ማርኬት ከሚሸጡ ምግቦች መካከል አንደኛው ሲሆን፤ የሰው ልጅ መስራት ሲደብረው ሊሆን ይችላል ወይም ደግሞ ጣፋጭ ነገሮችን ሲፈልግ ቀጥታ ሄዶ የታሸጉ ምግቦችን ከፍቶ እንደ ብስኩትና እንድ ችብስ ያሉ ነገሮችን ገዝቶ የሚበላቸው ምግቦች ከሱፐር ማርኬት በብዛት አሉ።

የቤተሰብ አባላት እነዚህ የቤተሰብ አባላት እንግዲህ በዋናነት ሶስት የቤተሰብ አባላት ሲሆኑ እናት ፣አባት እና ልጅ ልጅ ደግሞ ሴትም ወንድም ሊሆኑ ይችላሉ። እነዚህ የቤተሰብ አባላት በአንድላይ ሁነው የሚኖሩ ሲሆኑ ኑሮ ወይም ደግሞ ጎጆ ይመሰርታሉ።

ሸዋፈራሁ የሚባለው ይህ ታምረኛ ቅጠል በደቡብ ኢትዮጵያ በስፋት እንደሚገኝ ይታወቃል ይህ ቅጠል በጣም ብዙ ንጥረነገሮች አሉት። እናም ደግሞ በቅፅል ስሙ ታምረኛው ቅጠል ይባላል።

የስሚንቶ ማቡኪያ ማሽን ይህ በኤሌክትሪክ የሚሠራ ማሽን ብዙ ጊዜ አርማታ ባለማዮች የሚጠቀሙት ስሚንቶ እና አሸዋን ለማደባለቅ የሚያገለግል የተሽከረከረ በመሪ የተሽከረከረ የሚሠራ ማሽን ዓይነት ነው።

የወሎ ማህበረሰብ በጣም ደስ ሚል ማህበረሰብ ሲሆን፤ በዚህ ማህበረሰብ ክፍል የሃይማኖት ክፍል የማይፈጠርበት ምንም አይነት ረብሻ ማይነሳበት ሰላማዊ የሆነ የማህበረሰብ ክፍል ነው።